ምስሉ ላይ የሚታየን እንግዲህ የተለያዩ ወንበሮች፣ የምግብ ጠርንጴዛዎች አሉ ሶፋ ነገር ይታያል ፤ ቤት ነው ፤ ቤት እና የቤት እቃዎች ናቸው እንግዲህ የሚታዩት። የአንድን ቤት ሌያዊት የሚያሳይ ነው።

እንግዲህ ቅቅል ወይም ዱለት ያማረው ያው ትራፊክ አለ እዚህ አካባቢ ማለት ነው።“መንጃ ፈቃድ” እያለ መሰለኝ እንግዲህ። ተሳቢ ቆሟል። የኢትዮጵያ ፌደራል መለያውን የለበሰ ትራፊክ ነው የሚያየው። እንግዲህ ለቀልድ ያክል እንዲህ ብልም እውነተኛና ሀቀኛ የሆኑ የሚሊተሪ አባላት እንዳሉ ያው ሳይታለም የተፈታ ነው።

የብሄር ብሄረሰቦችን ዘፈን የሚዘፍን ታዋቂ የኢትዮጵያዊ ሙዚቀኛ አርቲስት ነው። የሚታወቀዉ እንግዲህ በባህል ሙዚቃዎች ነው ባብዘሀኛውህ ባህል ሙዚቃዎች ላይ አተኩሮ ነው ሚሰራዉ።

የገበያ ቦታ ይመስላል። ወንድማችን ጎጃም አዘነ ፎጣ ለብሶ እናያለን። ይህም አሁን ጎጃም አበበ እየተባለ ይጠራል ።ከብቶችም ይታያሉ።

ይህ እንግዲህ እቴሜቴ የሎሚ ሽታ የሚለው የታዋቂው ደራሲ የአዳም ረታ መጽሐፍ ነው። አዳም ረታ ደሞ በኢትዮጵያ የስነጽሁፍ ታሪክ ከፍተኛ ድርሻ ያለው እውቅ የሚባል ደራሲ ነው።

ይህ በምስሉ ላይ የምናየው የማርሻል አርት ስፖርት ወይ ተዃንዶ ሊሆን ይችላል እራሳቸዉን ለመጠበቅ ሄልሜት አድርገዋል ::

ምናልባት የችግኝ ጣብያ ማፍያ ሊሆን ይችላል ወይም ደግሞ የችግኝ ተከላ መርሃግብር እየተከናወነ ሊሆን ይችላል። የተለያዩ ችግኞች በነኚ እህቶቻችን አማካኝነት እንግዲ ለመትከል ወይም ለሽያጭ እየቀረበ ይመስላል።

ይሄ የጣና ሀይቅ አጠቃላይ 2ኛ ደረጃ የከፍተኛ ትምህርት መሰናዶ ትምህርት የሚባል ካልተሳሳትሁ ባህርዳር ላይ የሚገኝ ከፍተኛ የመሰናዶ ትምህርት ቤት ነዉ።

ማስታወቂያ ነው እዚጋ የምናየው እንግዲህ መልካም የፋሲካ በአል ይሁንላችሁ ይላል ፤ ሻሎም የጥርስ ህክምና ክሊኒክ የፋሲካ በአልን ተንተርሶ ማስታወቂያ እየሰራ ነው ፤ በአጭሩ የሚያሳየው ይሄን ነው።

ጥፍጥ ያለች ምግብ ናት እንግዲህ እዚጋ እንደምናያት ቲማቲሟ፣ አትክልቱዋ፣ ፓስታዋ ፤ የተዋበች፣ ያማረች፣ የደመቀች ናት፡፡ ብሉኝ ብሉኝ ምትል ምግብ ናት ደስ ትላለች በዉነቱ፡፡

እንግዲህ ይሄ የተለያዩ የምግባ አይነቶችን ያካተተ ያይነት ምግብ ነው። የቀረ የለም ። የቀረ የምግብ አይነት የለም። ሁሉም በያይነት ነው ያለ እንግዲህ እንደስሙ ብዙ ጊዜ በአጽዋማት ወቅት የሚመከር ምግብ ነው።

ይህ እንግዲህ የመዝናኛ ቦታ ነው። ምናልባት በትክክል ላላዉቀዉ እችላለሁ፥ ልክ እንደ ባቦጋያ፣ እንደ ኩሪፍቱ፣ እንደ ጎርጎራ አይነት የተለያዩ እንግዲህ ጎጆ ጎጆ ሁነዉ ይታያሉ፤ ዉሃም እዚጋ የመዋኛ ገንዳም ይታያል ምናልባት ደብረዘይት ካለ የሞኮነንሺቶም ሊሆን ይቺላል፤ ግን ደስ የሚል የመዋኛ የመዝናኛ ቦታ ነዉ ።

በምስሉ ላይ ያለዉ እንግዲህ የትራፊክ ፖሊስ ህግ እያስከበረ የአጠቃላይ የትራፊክ እንቅስቃሴዉን የሚቆጣጠርበት ሁናቴ ነዉ የሚታየዉ።

ምስሉ ላይ እንደምናየው ጭፈራ ነው የሆታ ፣ የደስታ ጭፈራ የሚጨፈርበት ነው። ወደ ራያ ማህበረሰብ ይመስላል እንግዲህ አለባበሳቸው። ሽመል ይዘዋል ወይም በትር የምንለው መሳሪያ የያዘ ሰው ይታየኛል የጦር መሳሪያ ፤ ሴቶችም አሉ ውንዶችም ጭፈራ የሙዚቃ ትዕይንት ነገር ነው።

የቤተክርስቲያን አገልግሎት ላይ ያሉ ምዕመናን እና ምዕመናት ናቸው። ሴቶችም ወንዶችም ይገኛሉ።

አዲስ ልሳን ይላል እንግዲህ ኤ.ኤ.ኤም አዲስ ሚድያ ኔትወርክ በሚል የተለያዩ መጽሔቶችን ነው የምናየው እዚጋ። የተገለጠ የሀገር ምልክት፣ የአብሮነት ነፀብራቅ ፣የከፍታ መንገድ አገልጋይነት ነዉ ሚል ጋዜጣዊ ...

ከላይ እንግዲህ እንደምንመለከተው ምናልባት እነዚህ የሪፐብሊካን ጋርድ ሊሆኑ ይቻላሉ። ቀይ ቦኔት ለብሰዋል። ኮማንዶዎች ናቸው። ኮማንዶ እና አየር ወለድ ናቸው። ከፍ ብሎ ደግሞ የጠቅላይ ሚኒስቲሩ አቶ አብይ አህመድ ምስልም በባነር መንገድ ይታያል።

አማራ ሚዲያ ኮርፖሬሽን በኩል የቀረበ ዜና ነው :: ስለ ተማሪዎች የፈተና ዝግጅት አስመልክቶ የተሰጠ የዜና ሥርጭ ዝግጅት ነው እዚህ አሚኮ ላይ የሚያሳየው አንድ ስዓት ከ አርባ ዘጠኝ ይላል::

ብዙ ጊዜ እንግዲህ የኦሮሞ ወንድሞቻችን ናቸው። የጎፈር፣ የአንበሳ ነገር አድርገው የሚያከብሩ የምናያቸው የኦሮሞ ወንድሞቻችን ናቸው በአብዛኛው ጊዜ። ምናልባት ወደ አገው ጋ በተወሰነ መንገድ የሚመሳሰል ይመስላል።

ተመራቂ ወታደሮች በባንዲራው ላይ ቆመው ወታደራዊ ሰላምታ በተጠንቀቅ ላይ ሆነው አረንጓዴ ፣ቢጫ፣ ቀይ አርማውን ከፊታቸው ሰንደቁን አቁመው ከበስተጀርባ ደግሞ ማርሽ ባዶችም ተመራቂዎችም ይታዩኛል። የ ኢትዮጵያ ሰራዊት ነው።

በምስሉ ላይ የምናየው እንግዲህ አልጋ ነው የተለያዩ የቤት እና የቢሮ እቃዎች አሉ መሳቢያዎች ድሮቤሮች ማለት ነው። አልጋ የተንጣለለ አልጋ ከምቹ ትራስ ጋር ነው የሚታየው ፤ ደረጃውን የጠበቀ ነው።

ሃብሃብ ይባላል ፣ በጣም ጣፋጭ ፣ ከፍተኛ የሆነ የዉሃ መጠን ያለው ፣ ጣፋጭ የሆነ እና በጣም ተወዳጅ የሆነ ፍራፍሬ ማለት ነው። ልክ እንደ ዱባ መሬት ለመሬት የሚንከባለል ነው።

ሰሊሆም ማእድ የሚል በናና ምግብ ቤት ሲሆን የተለያዩ የምግብ አገልግሎቶችን ይሰጣል ።

የብርሃን ባንክ እንግዲህ ማስታወቂያ ነው። ብርሃን ባንክ በኢትዮጵያ ካሉ ታዋቂ ባንኮች አንዱ ነው። ከፍተኛ የሆነ እንቅስቃሴ ያለው ባንክ ነው። ማጉረስ ደግሞ እንግዲህ ባህላችን መሆኑን መረዳት እሴታችን እንደሆነ ነው የሚገልጸው። በእውነትም በኢትዮጵያ ላይ ማጉረስ የተለመደ ባህል ነው። እንግዲህ በሌሎች፣ የአብዛኞች አውሮፓ እና አሜሪካ ሃገራት እንደዚህ ነገር የለውም። አሪፍ...

እዚህ ጋ እንግዲህ ሰልፋችን ካልተሰማ ሰይፋችንን እናነሳለን የሚል የጀነራል አሳምነው ፅጌ ፖስትም አለ::ሰላማዊ ሰልፍ ይታየኛል ገዢዉን መንግስት ለመቃወም ::

ኮፍያ ነች እንግዲህ የኮፍያ ልብስ ነች። ለብርድም ሊሆን ይችላል፣ ለፀሀይ መከላከያ እንደሙቀትም ሊሆንም ይችላል ፣ለጌጥነትም ሊሆን ይችላል። የኮፍያ አልባሳት ነው እንግዲህ የኮፍያ ልብስ ነው።

የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መዘምራን አክቦች ሊቃውንት የቤተክርስቲያን አገልግሎት እየሰጡ ነው። እዚጋ የሚያሳየው ማህሌት የሚያደርጉበት ከሁዋላም በከበሮ እያጀቡ ታቦት ወጡዋል ይመስለኛል ፤ ምናልባት የጥምቀት በአል ይመስለኛል።

እህል እየተበራየ ነው እዚጋ የሚያሳየው እንግዲህ፤ በመጀመሪያ በበሬ፣ በፈረስ ወይም በበቆ ሲያዞሩት ፣ ሲያተከቱኩት ይቆዩና መጨረሻ ላይ በመንሽን ወይም መንሽ ይሉታል በዚህ ወደ ላይ ሲያነሱት ምርት ከገለባው እየተለየ ይሄዳል።

የተለያዩ ባህላዊ ጌጣጌጦች ንው የሚታዩት እንግዲ የተለያየ ቅርጽ የተለይዩ ጌጣጌጦች ናቸው። ቀለም ሻሽ የምንለው እኛ ወይም ሰብ አይነት የሚመስሉ ነገሮች ይታያሉ።

ይህ የጋምቤላ ክልላዊ መንግስት ባንዲራ ነው። ጋምቤላ እንግዲ ኢትዮጵያ ውስጥ ካሉ ክልሎች አንዱ ነው። ከፍተኛ የሆነ የወርቅ ማእከል ያለበት ፣ እጅግ በጣም ለም የሆነ እና ለልማት የሚያመች ብዙ ኢንቨስተሮች የሚከትሙበት ቦታ ነው።

ወንድማችን በምስሉ ላይ እንደምናየው የጣውላ ስራ የሚሰራ ነው። ፈርኒቸሮች የቤት እና የቢሮ እቃዎች ነው የሚያዘጋጅ ይመስላል። የቆሙ የተለያዩ ጣውላዎች አሉት አጋድሞ እየለካው ያለውም አለ። የ እጅ ባለሙያ ማለት ነው።

ጠመኔ ወይም ደግሞ በእንግሊዝኛ ቾክ ብለን ምንጠራው በተለምዶ ቾክ እንለዋለን ግን ጠመኔ ነው ትክክለኛ አጠራሩ ነጭ ጠመኔ ነው እዚህ ጋ እንግዲህ የሚያሳየን ብላክ ቦርድ ላይ ወይም ጥቁር ሰሌዳ ላይ መምህራኖቻችን በዚህ እያስተማሩ ነው አሁን ለደረስንበት ስራ ህይወት ደረጃ ያበቁን ።

እዚህ ጋር ፍላሚንጎ ሚባለው አዋፋት ናቸው እንግዲህ አሳዋን ባንዴ መዋጥ የሚችሉ ናቸው አንዲት አሳ ወደላይ ልኮ አሰፍስፎ ይሄ ሁሉ ሊቀልባት ነው፤ እንግዲ ይሄ የሚታየው ብዙውን ጊዜ ጣና ላይ ሽንብጥ ሚካኤል ላይ ይታያል ይሄ ነገር።

ናፍጣ ጨርሰናል ይላል እዚህ ታፔላው ላይ። ማደያ ነው። የተለያዩ መኪናዎች እንግዲ መተው እዚጋ ነዳጅ መቅዳት ይችላሉ። አጋጣሚ ናፍጣ ጨርሰናል የሚል ታፔላም እዚጋ ለጥፈዋል ፤ ማደያ ነው በጥቅሉ ወይም ነዳጅ መስጫ አገልግሎት ነው።

በዉቄ በዉቀቱ ስዩም ይባላል። ጸሃፊ፣ ደራሲ፣ ጸሃፌ-ተዉኔትም ሊሆን ይችላል። በጣም ተወዳጅ በሆነው ቀልዶች እና ለዛ ባላቸው የተለያዩ መጽሃፍቶችን በማሳተም ባሻገር መግባት እና መዉጣት፣ ሞራል በእጆችን ወዘተ የሚሉ መጽሃፎቹ የሚታወቅ ወንድማችን ነው።

በምስሉ ላይ የምናየው እንግዲህ የተለያዩ የፍራፍሬ መሸጫ ስቶር ወይም ደግሞ ሱቅ ነው። በየአይነት በየአይነት የተለያዩ የአትክልት እና የፍራፍሬ አይነቶች ናቸው የሚታዩት። ሙዝ ይታያል ፣ብርቱካን፣ ቲማቲሞች፣ ሽንኩርት ነገርም ይታያል ፣ሀብሀብ ይታያል። ብዙ አይነት...

በምስሉ ላይ የምናየው እንግዲህ የውሃ ተፋሰስ ወይም ዲጂ እያልን የምንጠራው እንደ ቦይ፣ እንደ ካናል ነገር ነው። አቢውም ደግሞ በውሃ ተፋሰሱ ላይ ገብቶ በምናየው መንገድ እየተፍነከነከ ውሃ እየተራጨ ነው ያለ።

እነዚህ የግመል መንጋዎች ናቸው እንግዲህ። ብዙ ግመሎች እየተማሩ እየሄዱ ነው ያሉት። ብዙ ጊዜ አፋር ላይ ግመል በብዛት ወደ አሰብም ወደዚህ በረሀው አካባቢ ወደ ጅቡቲ እንደዛ በረሀ ሀገራት ላይ ታዋቂ ነው።

የፋሽን ት እይንት ይመስላል። የተለያዩ አልባሳቶች፣ የተለያየ ቀለም ያላቸው፣ የተለያየ ጌጥና እስትሪፕ ያላቸው የባህል አልባሳቶች ናቸው ያሉት ። ብዙ ተመልካቾች ይታያሉ። ቆነጃጂቶችም እያሳዩ ይገኛሉ።

ህጋዊ ደሀ ! ይላል እነአለምሰገድ ተስፋየ ተዋናይ አለምሰገድ ተስፋየ እና ታዋቂ ኮሜድያን እና አርቲስት ደረጄ ኃይሌ ሌሎችም የቀድሞዉ ባባ የምንለዉ የሱ ሚስትም ቃል ኪዳን ትመስለኛለች ካልተሳሳትሁ ስሟን የሚተዉኑበት ህጋዊ ድሀ የሚል ፊልም ነዉ።

በምስሉ ላይ የምናያቸው የተለያዩ የፍራፍሬ አይነቶች ናችው ፤ ብርቱካን አለ፣ መንደሪን አለ፣ ሃብሃብ አለ የተለያዩ ናቸው አናናስ አሉ የተለያዩ የፍራፍሬ አይነቶች ናችው ማለት ነው ሙዝ።

ይህ መሳሪያ ደግሞ ብሬን ይባላል። ብሬን ወይም መትረጊስ የሚባለው ነው ። ሆሳግራ አለው። ማቆሚያ ማለት ነው ሆሳግራ ማለት። አውቶማቲክ መሳሪያ ነው። እስከ 38 ኪሎሜትር መወንጨፍ ይችላል። ከ800 እስከ 1500 ሜትር ደግሞ የመግደያ ወረዳ ነው። ከፍተኛ የመግደል አቅም ያለው መሳሪያ ነው።

የእርሻ ትራክተር ነው። ገበሬው በትራክተር እያረሰ እንደሚታየው እርሻውን በስተቀኝ በኩል አርሶታል ፤ አሁን ደግሞ እርሻውን እያረሰ እየሄደ ነው። ግብርና በዚህ መንገድ ነው እንግዲህ በኢትዮጵያ ሰሊጥ የሚመረተው ማሽላ፣ ሰሊጥ ወደ ሰሜኑ ክፍል

ይህ አዲስ ዘመን ጋዜጣ እትም ነው እዚጋ የሚያሳየው ስለ ህዳሴ ግድብን በተመለከተ የቀረበ መረጃ "አፍሪካ ከስደተኛ ሞራላ እንድትጠቅም " ያላል። የ አዲስ ዘመን ተወዳጅ አዲስ ዘመን ጋዜጣ ነው።

ይሄ እንደማየው እንግዲህ ባህላዊ የሆነ የህክምና ዘዴ ነው ። ዋግምት ነው እምንለው እኛ ሰው እራሱን ሲያመው ወይም የተወሰነ አካሉ በሚጎዳበት ሰዓት ከፍተኛ እንግዲህ ሙቀት አድርገው እንደዚ ጀርባ ላይ አስቀምጠው ሲነቅሉት ይሻላል ይባላል ።

በነጭ ጤፍ ፣በቀይ ጤፍ እንጀራ ጮማ ከጨው ከበርበሬ ጋር እዚጋ ቁጭ ቁጭ ብሏል። አብዛኛው በኢትዮጵያ ተወዳጅ የሆነ ምግብ ነው። እንደዚሁ ጎረድ ጎረድ እየተባለ የሚመገቡት ምግብ ነው። የጥሬ ስጋ አፍቃሪያን...

እዚጋ እንግዲህ የድምጽ መስጫ ሁኔታ ይመስለኛል ፤ እንግዲህ ፖለቲካ ነው፣ ማኅተም አለው ምናልባት የቀበሌ ሊሆን ይችላል አልያም የህዝብ ምርጫ ሊሆን ይችላል ፤ ልጅቷ ቁማ እንግዲህ አገልግሎት እየጠበቀች ነው ። አገልግሎት ሰጪዉ አካል ደሞ ከሷ እያየዉ ያለው እና ሊቀበላት ሚፈልገዉ ነገር አለ እጁን ዘርግቶ።

እዚጋ እንደምናየው እንግዲህ ከወለድ ነጻ የዱቤ አገልግሎት እንዳለ በአሚኮ ወይም በአማራ ሚዲያ ኮርፖሬሽን የተገለጸ ዜና ነው።

የወፍ ዝርያ ናት እንግዲህ እንደምናያት። ይች በጣም ማራኪ የሆነ ህብረ-ቀለም የተላበሰች ነች። ኩምቢ ወይም ቢት የምንለው ልክ ግንደ-ቆርቁር አይነትም ልትሆን ትችላላች። ሹል የሆነ መንቆር ነው ያላት። በትክክል ላላቃት እችላለሁ።

ሙዚቀኛው እንግዲህ የቤጌምድር ፈርጥ እንቁ የሆነው የአማራ ልጅ፣ የኢትዮጵያ ልጅ የሆነው ደረጀ ገደፋው ነው። የሙዚቃ ስራውን እየሰራ እንግዲህ የተቀረጸው።

በቆልት ይባላል ይሄ እንድጊህ የባቄላ አሹቅ ነው የሚባለው? አሹቅ በቀል በቀል አድርገውት አንፍረውት በጣም የሚጣፍጥ ነው። ብዙን ጊዜ መጠጥ ቤቶች ጋር ምናምን ይገኛል እንዚህ ነገር ከሰናፍጭ ምናምን እየሆነ። ግን የሚጣፍጥ ምግብ ነው።

እኒህ ሰው እንግዲህ ታዋቂ ፖለቲከኛ ናቸው አቶ አገኘው ተሻገር ይባላ። ቀደም ሲል የአማራ ክልል ፕሬዝደንት የነበሩ፤ ከዛ በኋላም በፌዴሬሽን ምክርቤት አፈጉባኤነት ሲያገለጉ የነበሩ አሁን ላይ በፌደራል ደረጃ ናቸው ስማቸው አቶ አገኘው ተሻገር ይባላሉ።

ይህ የሚያሳየው እንግዲህ ሚሲቲር ኦፍ ሳይንስ የሳይንስና ተችኖሎጂ ሚኒስተር አርማን ነው። እዚህ ጋ የሚያመላክተን የምናየው ሞስት ይሰኛል።

ይሁኔ በላይ በኢትዮጵያ የባህል ሙዚቃ ደማቅ አሻራዉን ካሳረፈ ፤ ለብዙ ዘመናት፣ ለብዙ አመታት እዉቅናን አትርፎ እስካሁን ድረስ ተወዳጅነት ያለው ትሁቱ ሙሲቀኛ፣ የባህል ተወዛዋዥ፣ አርቲስት ይሁኔ በላይ ነው።

የባህል ልብስ የለበሰች ቆንጆ ኢትዮጵያዊ ትታየኛለች። ምናልባትም ይሄ የቁንጅና ውድድር ሊሆን ይችላል አልያም ደሞ አመታዊ በአል ልክ እንደ ጥምቀትም ይመስላል። ከበስተጀርባ እንግዲ ብዙ ሰዎች ይታያሉ ህጻናትንም ጨምሮ። ደስ ሚል አልባሳት ነው።

በምስሉ ላይ የምናየዉ እንግዲህ ሆቴል መዝናኛ ነው ፤ መኪኖች ይታያሉ፣ ትልቅ ህንጻ ሃዳስ ኢንተርናሽናል ሆቴል የሚል ይታያል፤ አለምነኽ ሆቴል ሃዳስ ይላል ፤ ደረጃዉን የጠበቀ ሆቴል እንደሆነ ነው የሚያሳየዉ።

አቤት ውበት!!! እንዴት የሚያምር ተፈጥሮ ነው። ጥቅጥቅ ባለ ጫካ፣ አረንጓዴ የሆነ የተለያዩ አይነት የእጽዋት ዝርያዎች በስፋት የሚታዩበት ገነት የሆነ ቦታ ነው በእውነቱ። ደስ የሚል በጫካ የተጠቀጠቀ።

ካለባበሷ መረዳት እንደሚቻለው በኢትዮጵያ አየር መንገድ ሠራተኛ ወይም ሆስተስ ሆና የምትስራ እህታችን ናች። ኢትዮጵያ አረንጓዴ፣ ቢጫ፣ ቀይ ባንዲራን ለብሳለች ። መስተንግዶ ምን ጎደለ በማለት ተሳፋሪዎችን በማስተባበር መንገዱን ማለት የት ጋር መቀመጥ አንዳለባቸው የምታሳይ የምታደርግ በኋላም በረራ ከተጀመረ በኋላም ...

እንግዲህ አለመኖር አለመኖር የሚል መፅሐፍ ነው ። መኖር ሚጀምረው አለመኖርን ከመፍራት ነው ። የመፅሐፉ ደራሲው ዳዊት ሚባል ሰው ይመስለኛል መፅሐፉን አንብቤዋለሁ በርግጥ ረስቸዋለው ደራሲውን ዳዊት ይመስለኛ እጅግ በጣም ፍልስፍናዊ ይዘት ያለው መጽሐፍ ነው ደስ የሚል ነው ሰውዬው ዶክተር ይመስለኛል በሙያው የህክምና ባለሙያ ።

ይህ አስካሪ የሆነ መጠጥ ነው። እንደ አረቄ አይነት ነው ኡዞ ይባላል። በተለምዶ በከፍተኛ ደረጃ ሰው እየተጠቀመው ይገኛል። ብሄራዊ የአልኮል መጠጥ ፈብሪካ አዲስ አበባ ይላል። የሚመረተው አዲስ አበባ እንደሆነ ያሳያል።

እንግድህ አድሱ ብሔራዊ መታወቂያ ወይም ፋይዳ የሚባለው የድጂታል መታወቂያ አይነት ነው። ኪው አር ኮድ አለው። ከዛ ኪው አር ኮድ አንብበን የሰውየውን መረጃ ቬሪፋይ ማድረግ እንችላለን ማለት ነው። በሰነዶች ማረጋገጫ እና ምዝገባ አገልግሎት ከህዳር 1ቀን 2017 ዓ.ም ጀምሮ ተቋሙ ለሚሰጠው አገልግሎት ፋይዳ ዲጂታል መታወቂያ ወይም የተመዘገቡበትን ማስረጃ ማቅረብ ግዴታ መሆኑን ከወድሁ እናሳስባለን ይላል ማስታወቂያ ነው።

ቦታው እንደሚታየው እጅግ በጣም ረባዳማ የሆነ ቁልቁለት ቦታ ነው። እዚጋ ዙሪያውም በተራራ ልክ በእሳተ ገሞራ እንደተፈጠረ አይነት ጎድጓዳ ስፍራ እታች ላይ እንደ ውሃ ነገር ይታያል ዙሪያ ተራራ ቦታ ላይ የተከበረው ለመዝናኛና ተፈጥሮን ለማየት ራስን ከተፈጥሮ ጋ ለማቆራኘት ።

እነኚህ እንግዲህ የተለያዩ ጌጣጌጦች ናቸዉ ፤ ማስጌጫ እንደ ፋን ምትመስል ነገር ነች ፤ እዚጋ እንግዲህ በማሰሮ በሚመስል ነገር ተቀምጣ ፤ ለተለያዩ ለቢሮ ሊሆን ይችላል ለቤት ሊሆን ይችላል እንደ ጌጥነት የምንጠቀምባቸዉ ጥሩ የሆነ ገጽታ የሚያላብሱ ናቸው።

ምስሉ ላይ እንደምንመለከተው የተለያዩ የምግብ አይነቶች ባይነት ባይነት ተደርድረው እናያለን ።ሳንቡሳ፣ አትክልቶች እንዲሁም ጁስ ይታየናል።

ደረጃውን የጠበቀ ምናልባት ትልቅ ሆቴል ሊሆን ይችላል ፤ መጠጦች ይታያሉ ፣ የተለያዩ ምግቦች ጥሬ ስጋን ጨምሮ፣ በተለያዩ በየአይነቱ በየአይነቱ የተለያየ የምግብ ይዘቶች ነው ያለዉ ፤ እጅግ በጣም የሚያስጎመጅ ነው በዉነቱ እኔ እዛ ቦታ ብሆን ደስ ይለኛል።

የሙዚቃ ትእይንት ነው ፤ ባንዲራ ነገር አንጠልጥለዋል ፣ የመነኮሳት መቆሚያም አለ ፤ ወጣቶችም አሉ ፣ ባህላዊ የሚመስል ቅል ሚመስል ነገር አንጠልጥለው ነው እንግዲ የሙዚቃ ትእይንት

እንይ በምስሉ ላይ የምናያቸው ደግሞ የሃይማኖት አባት ናቸው ።በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስትያን ሊቀ ጳጳስ የሆኑ አባት ናቸው ስማቸውን በትክክል አላውቀውም ነገር ግን ከሃይማኖት አባቶች በቅስና ካሉ አባቶች መካከል አንዱ ናቸው።

ገበታ የሚሰኘዉ ፤ የወይን አይነት ነው፣ የመጠጥ አይነት ነው ፣ ከመጠጥም የወይን አይነት ነው እሱ ነው የሚታየዉ።

የሙዚቃ ውዝዋዜ ነው እንግዲህ እዚህጋ ሙንታርቦ ይታያል። የተለያዩ የባህል ልብስ የለበሱ ወንዶችም ከሴቶችም እስክስታ ወይም ባህላዊ እስክስታ ትክሻ ዘዴ እየጨፈሩ እየተወዘወዙ ነው የሚያሳየው።

ይህ የጁስ ምርት የሚመረትበት ፋብሪካ ነዉ እንግዲህ እንደምናየዉ። እነኚህ ተቆጣጣሪ ሰራተኞች ይመስለኛል። ተደርድረዉ ተደርድረዉ እንግዲህ ጁሶች በ 2 ሊትር አይ ዶንት ኖዉ የተለያየ የሊትር መጠን ነዉ እዚህ ጋር የምናያቸዉ።

በይበልጥ ይሄ እንግዲ በኢትዮጵያ ያለ በገጠሩ ማህበረሰብ ዘንድ በሬን ጠምዶ በማረስ የእርሻ ስራ እየተሰራ ነው እዚጋ የሚያሳው። ኢትዮጵያ ደግሞ ለ 3000 ዘመን በዚ መንገድ ነው የምተታወቀው ፤ እስካሁንም ከዚ አልተላቀቅንም። አንዳንድ ጅምሮች ቢኖሩም በሬ እራሻን እንዲያርስ

ሙሉ ምግብ እንግዲህ ከመጠጥ ጋር የተለያዩ የአትክልት አይነቶች ጥቅል ጎመን፣ ቲማቲም፣ እሩዝ የተለያየ አይነት ምግብ ከመጠጥ ጋር ሙሉ ፓኬጅ የቀረበትን ሁኔታ ነው የሚያሳይ።

እጅግ በጣም የሚያምር ተፈጥሮ እንዴት ደስ ይላል ፏፏቴዉ ፤ እንደት ነው ደስ የሚለዉ ጭስ ሁኖ ይሰራል ልክ እንደ ጭስ አባይ አይነት ነው ጭስ አባይ ሊሆን ላይሆ ይችላል እርግጠኛ አይደለሁም ፤ እጅግ በጣም የሚያምር ነው ፤ ትእይንቱ እጅግ በጣም ደስ የሚል ቀልብን የሚስብ የሚያምር ነው።

እዚህ ጋር እንደምንመለከተው እንግዲህ ቁንጅና ውድድር ይመስላል። ባህላዊ አልባሳትን በመልበስ የቁንጅና ውድድር እያካሄዱ እንዳሉ ነው ሴቶች የሚያሳየው። በተለያየ ከለር ያለ አልባሳት ነው።

እኒህ በምስሉ ላይ የምንመልከታቸው ብጹዕ ወቅዱስ ዘመንበረ-ተክለ-ሃይማኖት ወእጨጌ የሚባሉ አባታችን አቡነ ማቲያስ ናቸው። ጋዜጣዊ መግለጫ እየሰጡ ነው እንግዲህ የተለያየ የሚዲያ አዉታሮች የርሳቸውን ድምጽ እየቀዱ ያሉበት ሁኔታ ነው።

እንግዲህ የበቆሎ ቆሎ ነው። በጣም እጅግ የሚጣፍጥ በተለይ እኛ የገጠር ልጆች መክሰስ ሰዓት ወደ ማታ የምንመገበው ምግብ ነው። ደስ የሚል ጥፍጥና አለው። ይህም በጠላ እያወራረዱ ሲሉት አቤት እንዴት እንደሚያምር።

በትክክል ለይቼ አላውቃቸውም እስትሮቤሪ ፣ብላክ ቤሪ፣ እንጆሪ ምንምን የሚባል ነገር አለ እንጆሪ የምትባለው ይመስለኛል ይቺ ጣፋጭ ምግብ ነች፤ ሁምጭጭ የማረግ ነገር አላት ግን ትጣፍጣለች።

እዚህ ጋ የሚያሳየው እንግዲህ ሙስሊም እምነት ተከታዮች ወንድሞቻችን ፣ አባቶቻችን ስግደት ወይም ሶላት የምንለውን ነው። ስግደት እየሰገዱ ይመስላል። የሚያሳየው ጫማቸውን አወልቀው እየሰገዱ የሚያሳይ አሰጋጁ ከፊት ቀደም ብሏል። ሰጋጂ ደግሞ ከኋላ ሁነው ነው የሚያሳየን።

እኒህ በምስሉ ላይ የምናያቸው የቀድሞው የአማራ ክልል ፕሬዘዳንት ዶ/ር ይልቃል ከፋለ ይባላሉ። አሁን ባለን መረጃ አሜሪካ እንዳሉ ነው እንግዲህ የምንሰማው እርግጠኛ ላልሆን እችላለሁ። ቀደም ሲል የደብረ-ማርቆስ ዩኔርሲቲ ፕሬዘዳንት የነበሩ ናቸው። አሁን ደግሞ ከዚያ በኋላ ደግሞ በአማራ ክልል ፖለቲካ...

ይህ በምስሉ ላይ የምናየው አንግድህ ለጥ ባለ የ አወሮፕላን ማረፊያ ይታየናል። በማረፍ ላይ አያለ የሚያሳይ ምስል ነው።

ካልተሳሳትሁ እንግዲህ ስኳር ድንጅ ነዉ። ወደ መሬት ነዉ የሚበቅለዉ መሬት ተቆፍሮ ነዉ የሚገኘዉ። የስኳር ድንች ተክል ነዉ። ለምግብነት ይዉላል። ጣፋጭ ነዉ በጣም ስታርች በከፍተኛ መጠን ስታርች አለዉ።

እንግዲህ ሃይማኖታዊና ማህበራዊ ጉዳይ ነው ሚገልፀው ።አማራ ሚዲያ ኮርፖሬሽን ላይ የሚታየው ምን አልባትም የጥምቀት በዓል ሲከበር የሚያሳይ ነው ።በጣም ደስ የሚል ትእይንት ነው። ጥምቀት እንግዲህ በኢትዮጵያ ታዋቂ የሆነ ክብረ በዓል ነው ።

ሚሪንዳ የሚባለው የለላሳ መጠጥ አይነት እና ብራንድ ነው እዚጋ የሚታየው ስድስት ሚሪንዳዎች ይታዩኛል። ሚሪንዳ በጣም ጣፋጭ ነው ሰው ሲታመም ጊዜ እሱን ነው ይዘን የምንሄደው። እና ሚሪንዳ ጣፋጭ ከሆኑ የስላሳ

በዓለም ዙሪያ የተለያዩ ሃይማኖቶች ያሉ ሲሆን እያንዳንዳቸው የራሳቸው የሆነ ትምህርትና ባህል አላቸው።

እጅግ በጣም ማራኪ የሆነ ደስ የሚል የፀሀይ ግባት የምንለው ማለት ነው በዛ ሰዓት ላይ ማለት ነው የባህሩ ዳርቻ ባህር ዳር ይመስለኛል አሞራው እየበረሩ ያሳያል እጅግ በጣም ደስ የሚል ትዕይንት ነው በእውነቱ።

እንዲህ ቀደም ሲል በኬምስትሪ የትምህርት ክፍል ስንማር የነበረው የእስትራክቸር ኦፍ አተም ነው ። ትምህርት ነው ይህ አተም መዋቅራት እነ ፕሮቶን ፣ኒውትሮን፣ ኤሌክትሮን የሚባሉትን ስእላዊ በሆነ መንገድ እየተገለፀ የምንማርበት ማስተማር ሂደት ነው።

የኢቲቪ ዜና ስለ መሬት መንቀጥቀጥ የሚያወሳ የዜና ገለጻ ነው። እዚጋ በአድስ አበባ ተደጋጋሚ የመሬት መንቀጥቀጥ በብዛት እየተሰማ እንደሆነ የሚገልጽ ዜና ነው። እንግድህ እዚህ ጋዜጠኞች ለህዝቡ እያቀረቡ ያሉት።

እንዴት የሚያመር እና ደስ የሚል ነው እንግዲህ እዚህ ጋ እጂግ የሚያምር ቤተ ክርስቲያን ይታየናል። ከበስተጀርባ ደግሞ በመለያው መንገድ ዉሃ ይታያል። ቤተክርስቲያኑ ማን እንደሆነ በትክክል ማወቅ አልቻልኩም። ደስ የሚል ትይንት ነው።

ጠጅ ይባላል። ጠጅ ነው እንግዲህ ኢሄ በዋናነት ከማር እና ከጌሾም አለው። በኢትዮጽያ እጅግ ታዋቂ የተባለ የመኳንንት መጠጥ የሚባል ነው ጠጅ ።

ይህ እንግዲህ የቅባት እቃ ነች ምትመስለው ወደ 30ሚሊ ሊትር ነው ምትይዘው።29ግራም ነው ሚለው ኔት ዌቱ ።ከቅባት አይነቶች ውስጥ አንዱ እንደሆነ ያሳያል።

ታዋቂ ከሆነው ከዉሃ ምርት አቅራቢ ከሆነው አንዱ ቾይስ ነው። ከዚህ ጋ። ይህ የቾይስ ውሀ የማስታወቂያ ፕሮግራም ነው ከዚህ ጋ የምናየው እንግዲህ። በጣም ተወዳጅ ነው። በብዙ ሰዎች ከፍተኛ ተወዳጅነትን ያተረፈ ውሃ ነው።

ይሄ ባህላዊ የሆኑ ሶፌቶች ናቸዉ። በተለምዶ ግራምጣ ብለን ከምንጠራቸዉ የእፅዋት አይነት በባህላዊ መንገድ የተለያዩ ቀለም አለላ የተለያየ ማቅለሚያ ተጠቅመን የምንሰፋቸዉ ሞሶቦች ናቸዉ። እነዚህ እንግዲህ በአብዛኛዉ አማራ ክልል እኔ እስከማዉቀዉ በሰፊዉ የሚከናወን እንደ አንድ ሙያ በተለይ በሴቶች የሙያ መለኪያ ተደርጎ የሚከናወን ሙያ ነዉ።

ህግ አስከባሪ አካላት ምእመኑን የኢትዮጵያ ኦርቶዶክስ ተዋህዶ ቤተ-ክርስቲያን ነጠላ ለብሰው ሴቶች እንግዲህ በዚያ በሚፈቅደው ህይማኖት በሚፈቅደው አልባሳት ነው የለበሱት። የፌደራል ፖሊሶች እግሞ ይታዩኛል። ህግ እያስከበሩ በዚያ በዚህ እያሉ እየጠቆሙ ነው የሚያሳየው። ህግ የማስከበር...

ይህ ኮሶልያ የሚባለው የምግብ አይነት አትክልት ነው ።እፅዋት ለምግብነት የሚውል ነው። አሪፍ የሆነ ጥፍጥና ያለው ነው ።

ታዋቂው ኢትዮጵያን ለ17 ዓመት የገዛት መንግስቱ ኃይለማርያም ነው። ኮነሬል መንግስቱ ኃይለማርያም የቀድሞ የኢትዮጵያ ፕሬዚዳንት

እዚጋ የሚያሳየው እንግዲህ የወልድያ ከተማ አስተዳደር ነው። ውጤታማና ቀልጣፋ አገልግሎት ለሃገር ግንባታ በሚል መሪ ቃል የሁለት ሺህ አስራ ስድስት ዓመተ ምህረት እቅድ አፈጻጸም እና የሁለት ሺህ አስራ ሰባት ዓመተ ምህረት የመንግስትና የፖርቲ ስራዎች ዕቅድ ኦረንቴሽን በሚል በአሚኮ ወይም በአማራ ሚድያ ኮርፖሬሽን የዜና ማሰራጫ በኩል የቀረበ ዜና ነው ።

የተለያዩ አገልግሎቶች ነው እዚጋ እንግዲህ የሚታየው። ተራራ አለ ከፍተኛ የሆነ የእርከን የተሰራበት ጎርፍ አፈሩ እንዳይሸረሽረው በሚል ታሳቢ ምክንያት የተሰራ የፈጠራ ይታያል። ኧ የማንጎ ዛፍ የሚታይ ይመስለኛል። እነኚ በትክክል መለየት ብቸገረም ማንጎ ዛፎች ይመስለኛል። የተለያዩ ሰዎች አሉ። ደስ የሚል ክሊነር ኤርያ ነው።

ምስሉ ላይ የምንመለከተው ፋኖ ሚባለዉ የአማራ ህዝብ መጨቆን መገደል የለበትም ብለው በጫካ ሚኖሩ ወንድሞች ዲሽቃ የተለያዩ መሳሪያዎችን ታጥቀው የተነሱት ፎቶ ነው ።የፋኖ ቡድኖች ናቸው በአሁኑ አገዛዝ ላይ ከሞት አንስተው እየታገሉ ይገኛሉ።

ይመስለኛል እንግዲህ የተጻፈ ነው እነ ቢልጌት ይታዩኛል። ደብዘዝ ያለ ቢሆንም ቢልጌት ታላቁ ባለሀብት ነው። ገቢያችን ህልውናችን ሀብታሞች እንዴት ሀብታም ይሆናሉ በሚል የተጻፈ ተሞክሮን መሠረት ያደረገ ጽሑፍ።

ይህ እስረኛ ነው የሚታየው እጁን በካቴና ታስሯል የህግ ማስከበር ላይ የሚደረግ ወንጀለኞች የሚታሰሩበት እጅ ታስሮ ነው እያየን ያለነው።

እንግዲህ ከዚህ ላይ መገመት እንደሚቻለው የመዝናኛ የመናፈሻ ቦታ ነው። ሴቶችም፣ ወንዶችም ተቀምጠው ፣ ቁጭ ብለው፣ አረፍ ብለው፣ ተፈጥሮን እነቃኙ እየተመሰጡ ከራሳቸው ጋ የሚያወጉበት ወደ ተፈጥሮ የሚያማትቡበት የመናፈሻ ቦታ ነው።

ቡና ቤትና ምግብ ቤት ነው እዚህ ጋር እንግዲህ ምግብ ቀርቧል። በሸክላም እንግድህ ሽሮ የሆነ ነገር ቀርቧል እዚህጋ እንደምናየው። ምናልባትም እየጸለየ ይመስላል በዚህ በቃ በኩል ያለው ሰው። ምግብ ቤት ነው በጥቅሉ።

የተለያዩ የቤትና የቢሮ ዕቃዎች ናቸው። አልጋ ይታያል፣ ኮመዲኖ ይታያሉ። የቤት እና የቢሮ እቃዎች ወይም ፈርኒቸርስ ነው የሚያሳዩት ።ውስጥ ላይ በዘመናዊ መንገድ ነው ወይም ደግሞ የተለያዩ ቁሳቁሶችን ለማስቀመጥ ሚያገለግል ነው አልጋው።

የተለያዩ መጠጦች ናቸው ።ሪፍት ቫሊ እሚል አለ፤ አካሺያ እሚል አለ የወይን አይነቶች ይመስላሉ እንግዲህ መጠጦች ናቸው በአይነት ተደርድረው የምናያቸው የተለያዩ ታፔላ ተስፋባቸዋል የምናየው ወይም ታግ ማለት ነው።

እዚህ ጋር እንግዲህ የምናያቸው የተለያዩ ባህላዊ አልባሳትን ለብሰው ምናልባት የቤተሰብ የበአል ክብረበአል እያከበሩ ናቸው። የሚያሳየው ሴቶች ተቀምጠዋል ወንዶች ደግሞ ቁመዋል ቡፌ ዳቦ ይታያል።

እንግዲህ በቅርቡ የተመረቀው የአባይ ድልድይ ነው። ግንቦት 4 ቀን ነው የተመረቀው አስታውሳልሁ ጠቅላይ ሚኒስቴር አህመድ መጠው ነው የመረቁት እጅግ በጣም ደስ የሚል ትእይንት ያለው አባይን የአባይ ግድብ ነው እንግዲህ ባህር ዳር ላይ ነው የሚገኘው

ምግብ ነው እንግዲህ እዚህጋ የሚታየን በጣም ጥፍጥ ያለ ሩዝም የተለያዩ አይነት ምግቦችም ናቸው። በጥቅሉ ምግብ ናት እንግዲህ። አሪፍ የሆነ ምግብ ነው ከተለያዩ እንግሪዴንት ወይም ተዋጾዎች የተዘጋጀ ምግብ ነው።

እዚህ ላይ የምናየው እንግዲህ በምስሉ ላይ የምናየው ሰላጣ ነው የአትክልት እና ቅጠላቅጠል ዝርያ ነው። የእጽዋት ዝርያ ነው። ለምግብነት ነው የምንጠቀመው። አሪፍ ነው ሳላድ የምንለው ማለት ነው በሌላ አባባል ለምግብነት በሰፊ እንጠቀምበታለን።

አያት አክሲዮን ማህበር ነው እግዲህ ከመዳፉ የተለያዩ ቤቶችን ሰርቶ ነው። እንዲህ እናስረክባለን በሚል ከአመት አመት ከፍተኛ ትርፍ እያለ ማስታወቂያ እየሰራ ነው። በሰባት ፐርሰንት ወለድ ሰባአምስት ፐርሰንት ትርፍ። ስልክ ቁጥር ተቀምጧል። የሀያት አክሲዮን ማህበር ነው።

የብሔራዊ መረጃና ደህንነት አገልግሎት ወይም ኒስ ይባላል። የኢትዮጵያ ናሽናል ኢንተሊጀንስ ኤንድ ሴኩሪቲ ሰርቪስ ነው። አርማ ነው ይሄ የኢትዮጵያ የብሔራዊ መረጃና ደህንነት አገልግሎት አርማ ነው የሚያሳየው ንስር ትታያለች ንስር ደግሞ በከፍተኛ ደረጃ ጥቃቅን ነገሮችን መለየትና መያዝ ስለምትችል ልክ እንደ ንስር ከኛ የተሰወረ ነገር የለም የሚል አይነት አንድምታ ያለው።

መዝናኛ ቦታዎች ቦታ ላይ ነው እንግዲህ ደስ የሚል ቦታ ነው። ይመስለኛ እንግዲህ ልጆች ናቸው ባልና ሚስት ይመስላሉ ከልጆቻቸው ጋር ሆነው ጅስ እየጠጡ፣ እየተዝናኑ፣ እየተደሰቱ ያሉበት ሁኔታ ነው የሚያሳየው።

ይህ እንግዲህ ቱሪዝም ባቡን ጭላዳ ዝንጀሮ የሚባለው በኢትዮጵያ በሰሜን ተራሮች የሚገኝ የተለያዩ ቱሪስቶች መጥተው የሚያዩት ነው። ልዩ የሆነ የዝንጀሮ አይነት

ይሄ የባቡር ትራንስፖርት ነው እንግዲህ በጣም ብዙ ፍርጎ ያለው ባቡር ነው ረጅም ነው ድልድይ በሚመስል ነው እንግዲህ እየሄደ ያለው መንደር ላይ አይደለም በጣም የሚያስቀና በጣም ዘመናዊ የሆነ ባቡር ነው።

እምንመለከተው አርማ ነው ይሄ የጉሙሩክ ኮሚሽን ወይም ከስተምስ ኮሚሽን የሚባለው ተቋም አርማው ነው እዚጋ የሚታየው እጆች ቀኝና ግራ ተደግፈው ይታያሉ። ምናልባትም ሳንቲሞች ይመስላሉ እኒህ በቀኝ በግራ።

እንግዲህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በተለምዶ የቆሎ ተማሪ የምንላቸው ዲያቆናት ውዳሴ ሲያነቡ፣ ዳዊት ሲደግሙ የሚያሳይ ነው። በጎን ደግሞ ስዕል አድኅኖ ይታያል። እነዚህ ናቸው እንግዲህ የነገ ጳጳሳት፤ የነገ ሊቃውንተ ቤተክርስቲያን የሚሆኑት።

ታዳጊ ህጻናት እህቶቻችን እና ወንድሞቻችን የሰንበት ትምህርት ቤት ትሩፋት የሆኑ እህቶቻችን የመዝሙር ስነስርዓት የመዝሙር በረከት እየሰጡ ያሉበት ሁኔታ ነው እንግዲህ ከበሮው ይታያል። አልባሳታቸው በጣም የሚያምር ነው።

ከዚህ ላይ በምስሉ የማየው እንግዲህ ቆልመም ያለ ጫፉ በትር ይዘዋል። እነኝ ሰዎች የገና ባህላዊ ውዝዋዜ ጨዋታን ሊጫወቱ ሊያከበሩ የወጡ ሰዎች እንደሆኑ ነው የሚሰማኝ እንቆር እንለዋለን። የገናን ኳስ የምንጫወትበት ነው።

እጅግ በጣም ግሩም የሆነ ትዕይንት ነው እዚህ ጋር የሚያሳየው። የሆነች ፈረስ ወይም በቅሎ ትመስለኛለች እየጋጠች ነው። በጣም አረንጓዴ ቦታ ነው። ዙሪያገባውን ደግሞ ተራራማና ጫካማ ቦታ ነው ደስ የሚል ግሪናል ኤርያ ነው።

የተለያዩ አይነት የምግብ አይነቶች ናቸው የሚታዩት ሸፉ በደንብ በአይነት በአይነት ሰርቶ በአይነት በአይነት አስቀምጦ እያስተካከለ ያለበት ሁኔታ ነው። ከአስራ አምስት በላይ ድሾች ናቸው እንግድህ የሚታየው እንደት ጥፍጥናው ሊያምር እንደሚችል እንግዲህ።

ኢትዮጵያ ከትታወቅባቸው እንግዲህ ትልቅ መልክዓ ምድርዊ ነገሮች አንዱ ተራራ ነው። ደስ የሚል ተራሮች ነው የሚታየው ምናልባት በሰሜን ተራሮች ዉስጥ ያለ እጅግ ማራኪ የሆን ሊሆን ይችላል።

እናነይ ድርሻ! ይህ እንግዲህ እጅግ ጥፍጥ ያለው የጠራው የአማራ ጠላ ይመስለኛል ።በአብዛኛው ጠላ አማራ ላይ ነው ሚገኘው። አማራ በሚባል ማህበረሰብ ወይም ነገድ ነው ታዋቂነቱ ልጅ ሁነን እየጠጣን ነው ያደግነው አሁንም እየጠጣን ነው የምንገኘው ።እውነት ያስጎመጃል። ባንዲራውም። አረንጓዴ ፣ቢጫ፣ ቀይ ኢትዮጵያን በሚወክል መልኩ የተሰራ ነው ።

ፓስቸርአይዝድ ሾላ ወተት ነው የሚለው ማስታወቂያ ነው እዚህጋ እንግዲህ የተለያዩ መጠጦች የሾላ ወተት ለጤንነት ወይም ፓስቸርአይዝድ የሾላ ወተት ይላል። ለህፃናትም የሚጠቀሙበት ነው ይሄ የወተት ተዋጽዖዎችን መጠጥ ነው እንግዲህ።

ያው በምስሉ የምናየው እንግዲህ ወታደራዊ ማርሽ ባንድ ነው። ምን አልባት የክብር ሽኝት የሚደረግለት ትልልቅ ጀነራል ወይም ባለልጣን ይሆናል ያረፈው። ወይም ደግሞ ለጉብኝት የመጡ አባትን ሊሆን ይችላል። ብዙን ጊዜ የክብር ስነ-ስርአት እና ለጉብኝት የሚመጡ ትልልቅ እንግዶች የሚከበሩበት ትይንት

በምስሉ ላይ የምናየው ካሮት የሚባል ለምግብነት የሚያገለግል ወደ ስር ወደ መሬት ውስጥ የሚበቅል ተክል ነው። ያው ካሮት ነው የሚባለው። ለምግብነት እንጠቀመዋለን።

እንደሚመስለኝ እዚህ ቦታ ታዋቂው የፋሲል ግንብ ወይም ፋሲል የሚባለው ቦታ ነው። ሙዚቀኞች የሙዚቃ ቀረጻ እያደረጉ እየዘፈኑ እየተወዘወዙ የሚያሳይ ነው።

ይህ ምስሉ ላይ የምናየው ወንድማችን ትንሽዬ አውሮፕላን ሴሲና የምትባለዋ ትመስላለች ። ኢ ደብሊዉ አስራ ሶስት ይላል ኮድ ሳይኗ ወይም የመለያ ቁጥሯ ኬት ነምበር የምንለው ነው ለመኪኖች የኢትዮጵያን አረንጓዴ ቢጫ ቀይአርማ ነው ተደግፎ ተነስቷል።

ይህ የሀበሻ አልባሳት ነው በአብዛኛው ጊዜ ወደ ወሎ አካባቢ ላስታ ላይ ምናምን እንደዚህ አይነት ልብሶች ይለብሳሉ ፤የባህል አልባሳት ይጠቀማሉ ብዙ ጊዜ።

ጠጅ የጠጅ መጠጥ ነች እንግዲህ የተለያዩ ብርጭቆች አሉ ብርሌ ይባላሉ። ብርሌ ተብለው ነው የሚታወቁት ጠጅ የያዘች ሲታያል እንዲሁም ባዶዎች ተደርድረው ይታያሉ ለምጠጥነት የሚያገልግሉ ናቸው።

የተለያየ አይነት መጠንና ቅርፅ እንዲሁም ደሞ ከለርም ጭምር ያላቸው ፔርሙሶች ናቸው የሚታዩኝ። ደስ በሚል ሁኔታ መደርደርያ ላይ ሁነው ነው እንግዲህ እየታዩኝ ያሉት።

ይህ ሰሜን ሸዋ ወይም ምንጃር ላይ በአብዘሃኛው የሚታወቅ የባህላዊ ጭፈራ አይነት ነው ፤ የባህላዊ ጭፈራ በሰሜን ሸዋ ምንጃር አከባቢ የሚካሄድ ባህላዊ ዉዝዋዜ ወይም ስልት ነው።

አተር የመስላል እንግዲህ የሚታየው። የአተር እሸት ነው ።በገጠር ማህበረሰብ የገጠር ልጅ ኢሄን እየበላ ነው ሚያድግው። አተር ይባላል። ከበሰለ በኋላ ተፈጭቶ በዱቄት መልክ ለወጥነት ያገለግላል።

የፀሐይ መከላከያ ቅባቶች ቆዳን ከፀሐይ ጎጂ ጨረሮች በመጠበቅ የእርጅና ምልክቶችንና የቆዳ ካንሰርን ለመከላከል ያግዛሉ።

ይሄ ቡና የቤቶችና ምግብ ቤቶች የሚያሳይ ነው እንግዲህ ከስተመር አለ ቁሟል። የተለያዩ ተጠቃሚዎች ቁጭ ቁጭ ብለዋል። የተለያዩ አገልግሎቶችን ወንበሮች ጠረጴዛዎች በተሟላ መንገድ የተቀመጡ ያሉት። የምግብ የመጠጥ አገልግሎት የሚሰጥበት ካፍቴሪያ ነገር ይመስላል።

በገጠሪቱ ኢትዮጵያ ያለውን የቤት አሰራር በሩ መዝጊያብ ሳንቃ ይባላል። አንዲት አናት ቁጭ ብለው ድግሞ ዶሮ እያጠቡ ይመስለኛል የሚያሳየው እንግዲህ አለ ደስ የሚል የገጠሩን ትእይንት ወደኋላ በናፍቆት የሚያስቃኝ ምስል ነው።

ጅብ ነው እዚጋ እንግዲህ ከዚ ጋር የሚታየው አውሬ ጅብ ነው። ከፍተኛ ድምጽ ያለው ጥንቦችን የሚበላ፣ እንስሳትን የሚበላ ቆሻሻዎችን በማጽዳት ረገድ እራሷ ተፈጥሮ እንደአንድ ሁነኛ መንገድ የምጠቀምበት እጅግ የሚባል የዱር እንስሳ ነው።

ምስለ-ፍቁር ወልዳ ወላዲተ-አምላክ እመቤታችን ቅድስት ድንግል ማርያም ትታያለች የመስቀል በአል ይመስላል። ማነው የጥምቀት በአል ይመስላል። የጥምቀት በዓል አረንጓዴ ቢጫ ቀይ እና የተለያዩ ተይንቶች ተዘርግተዋል። እንደመስቀል ምልክት የምታበራ ከዚያ ላይም ስዕለ-አድኅኖ አለች።

ሽቶ ነው እንግዲህ ከሽቶዎች ውስጥ አንዱ ሽቶ ነው ።አራት ማዕዘን ከታች ጥቁር ነው ከላይ ክዳኑ ደግሞ ግላስ ነገር ነች። ሽቶ ነው እኒ ዌይ።

ብዙውን ጊዜ በኢትዮጵያ የሰርግ ወይ የሽምግልና የሚደረግ ነገር ነው። የተለያዩ ባህላዊ ጌጣጌጦች ቀለምሻሽ ይባላል እንግዲህ በኛ በገጠሩ ማህበረሰብ መሶብ አለ መሶበወርቅ የሚባለው ደስ የሚል የባህል ጌጣግጦች ናቸው ትራድሽናል የሆኑ።

ፖለቲካ ነው ።የአማራ ሚድያ ኮርፖሬሽን ኢትዮጵያውያን የባህር በር እንዲኖራት የራሳችን ምን ልንወጣ ይገባል በሚል ዜናእየተቀረበ ነው ስክሪንሹት ሁኖ ምናየው።

በምስሉ ላይ የሚታዩት ቢጫ፣ ቀይና ሰማያዊ ነው። ምናልባት በኳስ ወይም በክብ ቅርፅ ነው ያሉት በሂሳብ ትምህርት ክፍለ ጊዜ ልንማራቸው የምንችል ናቸው ብዙ ጊዜ።

ይህ የእርክ ስራ ነው አብዛኛው በኢትዮጵያ ውስጥ ኮንሶ የሚባለው ማህበረሰብ እርክ ስራን የተጠበቡበት ጠበብቶች ጎበዞች እነሱ ናቸውና እርክ ስራ የአፈር መሸርሸርን ለመጠበቅ የአፈር ለምነትን ለመጠበቅ በስፋት ጥቅም ላይ የሚውል የአፈር ጥበቃ ዘድ ነው።

እዚጋ በምስሉ ላይ የምናየው እንግዲህ ዳግማዊ ምኒሊክ ወይም ንጉስ ሚኒልክ ሀይለመለኮት ነው ። እና እቴጌ ጣይቱ የአድዋን ጅብድ በሚያሳይ መንገድ ነው እንግዲህ ተሰርቶ የምናየው ጋሻ ይዘዋል ፣ አንበሳ ከላይ አንበሳ የጥቁር አፍሪካውያን ኩራት የሆነው ዳግማዊ ምኒሊክ

አእዋፍት ነው የሚያሳየው እንግዲህ እዚህጋ አእዋፍት ናት። በትክክል አላቃትም አእዋፍቷን እንግዲህ ዛፍ ላይ ሆና አእዋፍት ነው የማያቸው።

እነዚህ ምርቶች የፓስታ ማኮረኒ የተለያዩ የማኮረኒ አይነቶች ናቸው። በተለያየ መንገድ ለምግብነት የሚውሉ የፋብሪካ ምግቦች ናቸው። ብዙ ጊዜ ሱፐር ማርኬቶች ላይ ሱቆች ላይ እናገኛቸዋለን። ፈጣን በሆነ መንገድ የምንጠቀምባቸው ናቸው።

ይህ የተለያዩ የቤት እና የቢሮ እቃዎች ነዉ የሚያሳየዉ። መሳቢያ አላት እንደ ሎከር ሆና። ፊት ለፊትም ደግሞ መስታወት ከላይ ፊት ለማየት የፈርኒቸር ነገር ነዉ እንግዲህ።

ይሄ እንግዲህ ይች አንባሻi የትግራይ ብሔራዊ ክልላዊ መንግስት ባንድራ ናት። ይች የኮሙኒስት ባንድራ ይሉታል እንዳንዶች ለሽሙጥ ይጠቀሙበታል። ትግራይ ማለት በሰሜን ኢትዮጵያ የሚገኘው እኒህ ጠንካራ ህዝቦች አብዛኛውን ጊዜ እንግዲህ በውጊያና በታሪዊም አክሱም ጽዮንን ጨምሮ የሚታወቅ ቦታ ነው። የሱ መንግስት ባንድራ ነው። እንግዲህ የትግራይ ክልል።

የዱር አእላፍ ናት ይቺ። ድንቢጥ የምትባለውን ትመስላለች። ግን አይደለችም። አእዋፍ ናት። በአፏ የሆነ የያዘችው ነገር አለ የሆነ ትላትል ኦር ምናምን ነገር። ደማቅ ቀይ ነች ደስ የምትል።

ካልተሳሳትሁ ዳግማዊት ሞገስ ትመስለኛለች። ለተለያዩ የመገናኛ ብዙኃን እንደ ኢቲቪ፣ አዲስ ቲቪ ሌሎችን ኦቢኤን የመሳሰሉት መግለጫ እየሰጠች ነዉ የሚያሳየዉ።

ይሄ እዚህ ጋ የምናየው የደመራ ክብረ በአል ነው። ሰላም አስከባሪዎች ይታያሉ ደመራውም ይታያል አረንጓዴ፣ ቢጫ፣ ቀይ የሆነ የኢትዮጵያን ባንዲራ በትዕምርታዊ ወይም ደሞ ተምሳሌታዊ በሆነ መንገድ መዘምራን ይመስሉኛል ለብሰዋል። ደመራውም ደሞ ከፍ ብሎ ይታያል። ትልቅ ትዕይንት ነው።

ቴዲ አፍሮ ወይም ቴዎድሮስ ካሳሁን ገርማሞ ይባላል። በኢትዮጵያ የሙዚቃ ኢንደስትሪ ውስጥ ግባር ቀደም ከሆኑና ከፍተኛ የህዝብ ተወዳጅነትና እውቅና ካለቸው አርቲስቶች ውስጥ አንዱና የመጀመርያው ነው ብል ማጋነን

እንጀራ እየተጋገረ ነው የሚያሳየው እንግዲህ በኢትዮጵያ የታወቀ ምግብ ነው ። የትኛውም የኢትዮጵያ ብሄር ብሄረሰቦች ውስጥ ታዋቂና ጣፋጭ የሆነ ምግብ ነው ። እንጀራ አሁን ወደ ውጭችም እየተላከ እንዳለ ነው የምንሰማው ።ማህበረሰብም ቤተሰብም በዚህ መንገድ

ትልቅ የሆነ የፊደል ገበታ እንግዲህ በኢትዮጵያ ታሪክ ውስጥ ቆጥረን ነው ያደግነው ማለት ነው ።ጥበብ ነው። አባቶቻችን ምን ያህል ትልቅ እንደነበሩ በፊደል ገበታ ተቀርፀው ኢትዮጵያ ምትባል ሀገርን ያስረከቡ ቀደምት የራሳቸዉ ስነ ፅሁፍ ካላቸው ሀገራት ውስጥ አንዷ የሆነችው ኢትዮጵያ ነች።

ተራራማ ቦታ ላይ ሆኖ ነው እንግዲህ ሰውዬውን የማየው ምናልባት ቱሪስት ሊሆን ይችላል። ከፍተኛ የሆነ ተራራማ ቦታ ላይ ሆኖ አረንጓዴ ልምላሜውን ዝቅ ብሎ ደግሞ ታች ረባዳማ ቦታውን በተመስጦ በደስታ ሆኖ እያየው ነው የሚያሳየው።

የጥምቀት በዓል ወይም ደግሞ የጥምቀት ፌስቲባል በሚካሄድበት ሰዓት እንግዲህ አንድ አባት ፀበል እየረጩ ቅዱስ ዮሐንስን መጥምቁ ዮሐንስ ክርስቶስን እንዳጠመቀዉ እሳቸዉም ያንን አብነት አድርገዉ ህዝበ ምዕመኑን ሲያጠምቁ የሚያሳይ ትርኢት ነዉ እዚህ ጋ የሚያሳየዉ።

እንግዲህ እዚ ላይ እንደምናያቸው የተለያዩ ሰዎች ተቀምጠዋል ምናልባትም የቆመው ሰውዬ የአሸማጋዮች ሽማግሌ ሊሆን ይችላል። የሽምግልና ሂደት ይመስላል እንግዲህ እንደምናየው አልያም በቀበሌ ገበሬ ማህበር የሚሰራ ስራ ሊሆን ይችላል። የኢትዮጵያ አባቶች ናቸው ከቀኝ ከግራ የምናያቸው።

እጅግ በጣም አስገራሚ የሆነው የላሊበላ አብያተ ውቅር ቤተክርስቲያን ነው። ከአንድ አለት ተፈልፍሎ በአፄ ፋሲል ዘመነ መንግስት ወደ ላስታ ወደወልሎ በምንለው አካባቢ ከአንድ ጥርብ አለት የተፈለፈለ ቤተክርስቲያን ነው።

እንግዲህ እንደሚታየው ከሆነ በወጀብ ውይም በበረዶ ምክንያት የተዛመመ አልያም ንፋስም ሊሆን ይችላል። አትክልትን የሚያሳይ እንግዲህ ሰዎቹ እየገቦኙት ያሉ ሁኔታ ነው የሚያሳየው።

እዚህ ምስል ላይ የምናየው መርከብ ነው ።ይህ መርከብ ተጓዦችን ይዞ በባህር ላይ እየተጓዘ ነዉ የሚታየው።

የተለያየ ከለር እና ይዘት ያላቸው ፍላት ጫማዎች ናቸው። እነዚህ በጣም ምቾት ያላቸው ጫማዎች ናቸው። የሆነ ጊዜ ፋሽን ነበሩ እንደዉም እነኚህ የስፖርት ጫማዎች ናቸው። ወጣቶች በይበልጥ ይወዷቸዋል።

ከአሜን ባሻገር! አንብቤዋለሁ እንግዲህ እሄን መፅሀፍ ከስድስት ሰባት ዓመት በፊት ነው ።ታዋቂ የሆነው የኢትዮጵያ ኮሜድያን አብዛኛውን በቀልዱ ነው ሰው ሚያቀው ።ግን በጣም አሰላሳይና ፀሀፊ ከሆኑት ሰዎች ውስጥ አንዱ እሱ ነው በውቀቱ ስዩም የተባለ ፀሀፊ የፃፈው ነው።